የሱማሌ ክልል ባንዴራ የክልል ባንዲራ ከላይ አረንጓዴ ከመሃል ነጭ ከታች ቀይ ሆኖ በስተግራ በኩል በ3 ማዕዘን ሹሉዋ ነጯ ላይ ያረፈች እንዲሁም ፤ከቢጮው መደብ ላይ የግመል ምልክት አለ። እያንዳንዱ ቀለማት የሚወክሉትን ምልክት ታቃላችሁ?

ጭላዳ ዝንጀሮ ጭላዳ ዝንጀሮ በኢትዮጵያ ከሚገኙ ብርቅየ እንስሳት ውስጥ አንዱ ሲሆን ጭላዳ ዝንጀሮ የሚገኘው በሰሜን ተራሮች ብሄራዊ ፓርክ ብቻ ነው። ጭላዳ ዝንጀሮ ከሌሎች የዝንጀሮ ዝርያዎች በምን ይለያያል?

ሺህ አላሙዲ ሸህ አላሙዲ በኢትዮጵያ ከሚገኙ ባለሀብቶች መካከል አንደኛው ነው። ሺህ አላሙዲ በሀብት ደረጃውም ከኢትዮጵያ ግንባር ቀደም ነው። ሺህ አላሙዲ በአሁኑ ሰዓት የት ይገኛል ወይም የት ይኖራል?

ብርቱካን ብርቱካን የምንለው እጅግ ጣፋጭ የሆነ የፍራፍሬ ዓይነት ሲሆን ብርቱካን በብዙ መልኩ ለምግብነት ልንጠቀመው እችላለን ከነዚህም ውስጥ በጁስ መልክ ወይም ቀጥታ መመገብ ልንጠቀመው እንችላለን የብርቱካን ተክል አይተው ያውቃሉ?

ቀለም መቀቢያ ብሩሽ ቀለም መቀቢያ ብሩሽ ቀለሞችን ለመቀባት የምንጠቀምበት መሳሪያ ነው። ይህ መሳሪያ የተለያዩ ቀለሞችን ለምሳሌ ሥዕል በምንስልበት ጊዜ ሥዕሎችን ለማድመቅ እንዲሁም የግድግዳ ቀለሞችን ለመቀባትም እንጠቀምበታለን። ይህ ቡርሽ ከምን ከምን ይሠራል?

ፍራፍሬዎች የተለያዩ የፍራፍሬ አይነት አሉ። ከነዚህም የፍራፍሬ ዓይነቶች መካከል ሙዝ፣ ብርቱካን፣ ፓፓያ፣ ማንጎ፣ አቮካዶ፣ ሃብሃብ ፣ ሎሚ እና የመሳሰሉት ይገኛሉ። እነዚህ ፍራፍሬዎች ለምን ለምን አገልግሎት ይውላሉ?

አብርሆት ቤተ መጽሐፍት አብርሆት ቤተ መጽሐፍት በዶክተር አብይ በአዲስ አበባየህዝብ ቤተ መጽሐፍ ሲሆን ይህ ቤተ መጽሃፍ ለሁሉም የህብረተሰብ ክፍል ክፍት የሆነ ሲሆን እጅግ ሳቢ እና ዉብ ነው፤ አብርሆት ቤተ መጽሐፍ ውስጥ ገብተው አንብበው ያውቃሉ?

ቲማቲማቲም በኢትዮጵያ ዘንድ ለምድር መካከል አንደኛ ወንድማችን በተለያዩ መልኩ ለመገበው እንችላለን ከእነዚህ እንዲሁም በስልስ መልክ እንችላለን ቲማቲም ለሰው ልጅ የሚሰጠውን ታውቃላችሁ

አርቲስት ሰራዊት ፍቅሬ አርቲስት ሠራዊት ፍቅሬ በኢትዮጵያ በተለያዩ ፊልሞች እንዲሁም በተለያዩ የማስታወቂያ ስራዎች እናውቃለን ይህ ታዋቂ ሰው በኢትዮጵያ የማስታወቂያ ስራ ትልቅ አስተዋጽኦ አለው ሰራዊት የሚኖር ይመስላል

አምቡላንስ ከተሽከርካሪ አይነቶች አሉ ሲሆን ይህ ተሽከርካሪም የሚያገለግለው በተለያዩ ሲደርሱ እንዲሁም ሞላደን ወደ ህክምና ተቋም ቶሎ ለማድረስ የምንጠቀምበት የተሽከርካሪ አይነት ነው አምቡላንስ መኪና ዋጋው ስንት ይመስላቹ

የፋሽን ትርዒት የፋሽን ትርዒት የምንለው በተለያየ ዲዛይን የተሰሩ አልባሳትን ለብሰው ህብረተሰቡ ለማሳየት እንዲሁም ለማስታወቅ በመድረኮች እንዲሁም በአደባባይ የሚያደርጉት ነገር ሲሆን ይህ ትርዒትም በተለያየ መልኩ ይከናወናል። ይህን ትርዒት ታድመው ያዉቃሉ?

ሰላም ባስ ሰላም ባስ እጅግ ሳቢና ማራኪ ምቾት ያለው የባስ አይነት ሲሆን ይህ ባስም ከአዲስ አበባ ወደ ተለያዩ ክልል ከተሞች የዞን ከተሞች እንዲሁም ወረዳዎች የሚያጓጉዝ የመጓጓዣ አይነት ነው በሰላም ባስ ተጉዘው ያውቃሉ?

የኢትዮጵያ አየር መንገድ አውሮፕላን የአውሮፕላን ከተለያዩ የዓለማችን ክፍሎች ወደ ኢትዮጵያ እንዲሁም ከኢትዮጵያ ወደ ተለያዩ የዓለም ክፍሎች ከምንጓጓዝባቸው መጓጓዣዎች መካከል አንዱ ነው በአውሮፕላን ተጉዘው ያውቃሉ?

ዜብራ ወይም የሜዳ አህያ የሜዳ አህያ የምንለው በከቤት አህየው ጋር ተመሳሳይ ሆኖ ነገር ግን ቀለውሙ የተለየ ነው። ልክ አስባልት ላይ የሚቀበው ነጭ እና ጥቁር መስመር መስመር ያለው እንስሳ ነው። በከተሞች አስባልት ላይም የዜብራ መንገድ በመባልም ይታወቃል።

የመረብ ኳስ ጨዋታ የመረብ ኳስ ጨዋታ በእንጨት በተወጠረ መረብ ላይ በእዝ እና በዛሁነን ኳስን እየተቀባበልን የምንጫወተው የስፖርታዊ ጨዋታ ሲሆን ይህ ጨዋታም ሳቢ እና ማራኪ የጨዋታ አይነት ነው። እርሶስ የመረብ ኳስ ጨዋታ አድናቂ ነዎት?

የሴቶች የእጅ ቦርሳ ይህ ቦርሳ ሴቶች ጉዞ በሚያደርጉበት ጊዜ የተለያዩ ዕቃፎችን ለመያዝ የሚጠቀሙበት ፖርሳ ነው በዚህ ቦርሳም ሴቶች የውበት መጠበቂያ እንዲሁም የንፅህና መጠበቂያ ቁሳቁሶችንም ሊይዙበት ይችላሉ ይህ ቦርሳ ዋጋው ስንት ይመስላቸዋል?

አዲሱ ያባይድላይ አዲሱ ያባይድልይ በባላው ከተማ የተገነባ ሲሆን በማታ ሳዩቱን እጅግ ማራኪና ሳቢ ነው ይህ ድለይም ትላልቅ መኪኖችን ለማስተላለፍት አስቦ የተሰራ መንገድ ነው የአባይ ድልይ ናይተውት ያቃሉ

የተለያዩ የመኪናይነቶች እንዳሉ ይታወቃል ከእነዚህ መኪናይነቶች የጭነት መኪና ማለትም ሴኖትራክስ የምንለው ሲሆን ይህ ሴኖትራክም የተያዩ አፈሮችን ለመጫን ይንጠቀምበታለን ። ከዚህም በተጨማሪ ደግሞ አፈርን ለመጫን የምንጠቀምበት መኪናም አለ። ይህ መኪና አፈርን እያፈሰ መኪኖ ጋር ለመጨመርን ያገለግላል።

የአፄ ፋሲል ግንብ የአፄ ፋሲል ግንብ በጐንደር ከተማ የሚገይ ባሠራሩ እንዲሁንም በስነህንፃ ቅርፁ ልዩ የሆነ በጥንት ዘመን የተሠራ ግንብ ነው። ይህ ግንብ በማል ዘመን ተሠራ?

ፋሽን ትሪት የተለያዩ አልሳትን ለህዝቡ ለማስተዋወቅ በጎዳናዎች በመድረኮች ላይ የሚካሄድ ትሪት ሲሆን በዚህ ትሪት ላይም በተለያዩ ዲዛይነሮች ዲዛይን የተደረጉ የተያዩ ልብሶችም ይታዩበታል ፋሽን ትሪት ተመልክተው ያቃሉ?